በጣም ይገርማሉ የሚያማምሩ ፓፓያዎች በ14 ካሳዎች ተቀምጠው ሶስት ሰዎች እየተመለከቷቸው ይታያሉ። በጣም ይገርማል እሚያጓጉ ናቸው። ለመብላት የሚያሳሱ በዙሪያቸው ያሉ አትክልቶችም በጣም ደስ ይላሉ ልምላሜን ስለሚገልፁ የመንፈስ እርካታ አላቸው። ደስ ይላል።